ይህ በምስሉ የምንመለከተው ደግሞ ባጃጅ ሲሆን፤ ለአጭር መንገዶች ወይም ትንሽ ሰዎችን በመያዝ ከተለያዩ ቦታዎች ወደ አንድ ቦታ ለማምጣት የምንየቀምባት ድንቅ ዘመናዊ የባጃጅ ተሽከርካሪ ነች።

ከዚህ ምስል ላይ የምንመለከተው ደሞ በአማራ ሚዲያ ኮርፖሬሽን የተገለጸ አርእስተ ዜና ሲሆን ይህም ስለ አሲዳ አፈር አስከፊነት እና ማህበረሰቡም ከዚህ አፈር እንዴት ራሱን መጠበቅ እንዳለበት የሚያሳይ ነው።

ይህ ምስል የሚያሳየን ደግሞ የውቢቷን ደሴ ይህም የደቡብ ወሎ ዞን የሆነችው ዋናይቱ ደሴ የተለያዩ ሴቶቿ እና ባህሎቿን በተለያዩ መልከ መንገዶቿ አቀማመጥ የምትገልጽ ውብና ማራኪ ጽዱ የሆነች ከተማ ነች።

ከዚህ ምስል የምንመለከተው ደግሞ የህዝቦችን አንድነት አይዟችሁ ባይነት እንድሁም ደግሞ ቁርጠኝነት የሚያሳይ ሲሆን ይህም በማህበራዊ ትስስር እንድሁም ደግሞ ድጋፍ ከእያንዳንዱ ማህበረሰብ የሚጠበቅበትን አለኝታ ነው።

ይህ ፕሮግራም የተዘጋጀዉ በአማራ ሚዲያ ኮርፖሬሽን በቀጥታ ስርጭት ከጎንደር ከተማ ሲሆን ይህም 16ኛዉ የአማራ ክልል የባህል እና ኪነ-ጥበብ ፌስትባል ሲሆን "ድንቅ ምድር ድንቅ ባህል" በሚል ማህበረሰቦች አምረዉና ተዉበዉ የሚታዩበት ቀን ነዉ።

ከምስሉ ላይ የምንመለከተው ዙቤይዳ የተባለ መፅሐፍ ሲሆን ይህም ስለ ሀገራዊ ምንነት፣ ባህል ፣እሴት ፣ወግና የተለያዩ ነገሮችን የምንገልጽበት ነው። ይህም በጣም አስተማሪ እና ለሰው ልጆች ጥሩ ትውስታን የሚሰጥ ድንቅ መፅሐፍ ነው።

ከምስሉ ላይ እንደምንመለከተው ይህ አርማ የሚገልጸው የሰላም፣ የቢዝነስ እና ቴክኖሎጂ ኮሌጅ አርማ ሲሆን፤ የተለያዩ የሰላምና የቢዝነስ ትምህርቶችን እንደሚያጠቃልል እና በዚህ ኮሌጅ ማንኛውም አቅሙ የፈቀደለት ሰው ተሳታፊ እንዲሆን።

ይህ በምስሉ ላይ የምንመለከተው ኦሞ የተባለ የሸቀጣሸቀጥ ምርት ሲሆን፣ ይህም ለልብሳችን ውበትና ጽዳት የተመከረ ሲሆን፤ በአንድ ኪሎግራም የተዘጋጀ ለልብስ ተቀዳሚ ምርጫ የሆነ የሸቀጣሸቀጥ ምርት ነው።

በምስሉ የምንመለከተዉ ጫማ ቦቴ የሚባለዉ ሲሆን ይህም በክረም ጊዜ ወይም በአብዛኛዉ ጊዜ ዉኃማ ወይም ደግሞ ጭቃ እና ረግረጋማ ቦታዎች አካባቢ የሚለበስ ለገበሬዎች ወይም ለአርሶ አደሮች እንዲሁም ደግሞ ዉኃ ነክ ለሆኑ ቦታዎች የምንጠቀምበት ነዉ።

ከዚህ ምስል ላይ የምንመልከተው የተፈጥሮን ዉብ የሆነ እና ማራኪ የሆነ አቀማማጥ ሲሆን ይህም ዘመናችን ቢሆን የሰዉነታችን ምን ያክሉ ዉበትና ደስታ እንደሚሰጣን የሚያሳየን ጥሩ የሆነ ማሳያ ነው ማለት ነው።

ይህ የሚያሳየው ኢትዮ ቴሌኮም ከቀኑ ስድስት ሰአት እስከ ሰባት ሰዓት የደስታ ምስ በሚል የሚተለያዩ አጓጊ ፕሮግራሞችን እንዳዘጋጀ ይህም በአምስት ብር ብቻ አንድ ጊጋ ባይት አስር ደቂቃ እንዲሁም ደግሞ ተጨማሪ አስር ደቂቃዎችን ለማድረግ ነው።

እዚህ ምስል ላይ የምንመለከተው አደፍርስ የተባለ ልቦለድ፤ በውስጡ ምን አይነት ነገሮችን እንደያዘና የልቦለዱ ጭብጥ ሃሳብ ምን እንደሆነ ለማሳየት የሚሞክር ፣ ድንቅ የሆነ የአቀራረብ ዘዴ ነው።

ከምስሉ ላይ የምንመለከተው የእልም እዣት የሚለ የልቦለድ መጽሃፍ የመጀመሪያ ገጽ ሲሆን ይህም መጽሃፍ ታሪካዊ እሲቶችን የሚያሳይ እንዲሁም ደግሞ ትምህርት አዘል የሆነ ትልቅ መልእክት የሚያስተላልፍ መጽሃፍ ነው።

ከምስሉ ላይ የምንመለከተው የዳይበር አዘገጃጀት ሂደቶችን ይህም ለህፃናቶች ምቹና ህጻናትን የማይጎዱ ሁኔታ መዘጋጀት እንዳለበት የሚያሳይ ትልቅ መልክትን የያዘ የአሠራር ዘዴ ነው።

ያው ከስማቸው እንደምንረዳው ቡና ቤቶችና ምግብ ቤቶች ስንል ቡና እንዲሁም ደግሞ የተለያዩ የምግብ አይነቶችን የምናገኝባቸው ቤቶች ናቸው። እኒህም ከጓደኛ ጋር የሚሆን ከተለያዩ ቤተሰቦቻችን ጋር በመሆን ለመዝናናት እንዲሁም ደግሞ የተለያዩ ጊዜዎችን ለማሳለፍ የሚጠቅሙን አሪፍ ቦታዎች ናቸው።

ይህ ምስል የሚያሳየን ዝሆን የሚባል የዱር እንስሳት ሲሆን ይህም አለማችን ውስጥ አሉ ከሚባሉ ግዙፍ ወይም ደግሞ ትልቅ እንስሳቶች ውስጥ አንዱ ሲሆን ይህም ምስል የሚያሳየን ይህ ዝሆን ድንቅ ወይም ደግሞ አስገራሚ በሆነ መልክአምድራዊ አቀማመጥ እንደሚገኝ ነው።

ከዚህ ምስል ላይ የሚያየን ትልቅ የሆነ የሀገርን ሰላማዊ ወይም ድህነንት ለማስፈር የተደረገን ስብሰባን ሲሆን በዚህ የተለያዩ ሰራዊቶችን እንደዚሁም ደግሞ ትልቅ ስብሰባን የሚመራ ባለስልጣንን የሚያሳይ ነው። ወይም ደግሞ ለሃገርዊ ትልቅ ተስፋ የተዘጋጀ መድረክ ነው።

ከዚህ ምስል ላይ የምንመለከተው ደሞ እናቶች በዘመናዊ መንገድ እንጀራ የሚጋግሩበትን ዘዴ ሲሆን ይህም እናቶችን ከተለያዩ ከእሳት እንዲሁም ደግም ከጭስ ከመሰሉ ጉዳቶች የሚያሳርፍ ድቅ የሆነ የዘመናዊ መሳርያ ወይም ደሞ ቁሳቁስ ነው።

ከዚህ ምስል ላይ የምንመልከተው ደግሞ ትንሽዬ ጀልባ ስትሆነ ይችም በግለሰብ ዘንድ ለመጓጓዣነት ወይም ደግሞ የተለያዩ አሳዎችን ለማስገር የምንጠቀምባት ድንቅ የሆነች የመጓጓዣ አይነት ነች። ይህም በተለያዩ ሀይቅ ባለባቸው አካባቢዎች ይጠቀሙባቸዋል።

ከምስሉ ላይ የምንመለከተው የለቅሶ ስነ ስርዓት ሲሆን ይህም አንዲት እናት በደረሰባት ትልቅ ሃዘን ውስጥ ተጎድታ የሚያሳይ እና በ አካባቢዋ ያሉ ማህበርሰቦች እሷን ለማጽናናት አብረዋት እየተከተሏት እንደሆነ የሚያሳይ ትልቅ ሃሳብ የሚያንጸባርቅ ምስል ነው።